በዚህ አካባቢ መሄድ መጓዝ ክልክል ነው። ይህ ማስታወቂያ ስንመለከት በዚህ አካባቢ መጓዝ እንደማንችል የማስጠንቀቂያ እና ብስጭትን የሚፈጥር ነው። ይህንንም በቀላሉ አውቀን ተረድተን እንድናከናውነው ይጠቅመናል።

የፖፕ ምርት ከ ሱፐርማርኬት ታሽጉ አገኘዋለን፤ እንገዛዋለን ።ይህም የተለያዩ የተለያዩ የባይታሚኖችን እንዲሁም ማዕድናትን ልናገኝ የምንችለው ነው። ከዚህም እንገዘዋለን።

ብፌ ብፌ ላይ የተለያዩ ነገሮችን ለማስቀመጫ እንጠቀማለን አበባ እናስቀምጥበታለን እንዲሁም ብርጭቆ እና ድስቶችንም ልናስቀምጥበት የምንችልበት ነው ::

የሽንኩርት መፍጫ ማሽን ይህ ማሽን ሽንኩርትን ወደ ትንንሽነት የሚቀይር እና ለተለያዩ ግብአቶች እንዲውል የሚያደርግ ልዩ የሆነ ነው። ይህም ሥራን ያቀላል ፣ ጉልበትንም ይቀንሳል።

የኦሮሞ ማኅበረሰብ የራሱ የሆነ ልዩ በአል አለው ። ከዛም ውስጥ የጉድፍቻ በአል በልዩ ሁኔታ የሚጠቀስ በአል ነው ። ይህም የሰው ልጅ በቀላሉ እድገት እንዲኖረው አድርጓል ።

ቀዝቃዛ ቦታዎች ቀዝቃዛማ ቦታዎች ከፍ ከፍ ባሉ ተራራማ ቦታዎች ላይ የሚገኙ ናቸው። ይህም ቅዝቃዜው እጅግ ከፍ ሲል በረዶ የመድረስ ያህል ይደርሳል።

ሣር ሳር በሀገራችን በተለምዶ ለመጫዎቻነት የምንጠቀመው እጽዋትና አጫጭር የሆነ የፅዋት አይነት ሲሆን ይህም በሁሉም አካባቢ በሚባል ደረጃ የሚገኝ ነው:: እናም ቁመታቸው አጫጭር ነው ::

ትወና በገሃዱ አለም ያሉ ነፀብራቆችን በሚወክሉ ተዋናዮች የሚከናወን ልዩ የማስተማሪያና አንዳንድ መጥፎ ጉዳዮች ደግሞ መንቀፊያ ጥበባዊ ክንውን ነው።

የሽንኩርት መፍጫ ማሽን ይህ ሽንኩርትን አድቅቆ በመፍጨት ወደ ተለያዩ ግብዓቶች እንድንሰራ የሚያደርግ ነው። ይህም ሽንኩርት ደቅቆ ተፈጭቶ በቀላሉ ከዛም የተለያዩ ወጦችን እንድንሰራ ያስችላል።

የኢትዮጵያ ልማት ባንክ የራሱ የሆነ አርማ አለው። ይህም የሱን የሆነ ልዩ እና ከሌሎች ተቋማት እንዲለይ ያደረገበት ነው። ልዩ ልዩ ትርጉሞችም አሉት።

የአምባሰል ሙዚቃ፡- የአምባሰል ሙዚቃ ዋና መነሻውን ወሎ ያደረገና ልዩ ልዩ ሙዚቀኞች የሚያዜሙት፥ እጅግ ባህልን የጠበቀ ነው። እናም በዚህ ሁሉም የሚደሰትበት ነው።

የኮንዶሚኒየም ቤት ብዙዎች አንድ ቦታ ስብሰብ ብለው እንዲኖረው ያደርጋል። ሆኖም ግን የማህበራዊ እሴቱ እየቀነሰ ነው። በዚህም እጅግ እጅግ ልብ ሰባሪ የሆነ ጉዳይ ነው። እናም እሴቶችን ቀንሷል።